መርፌ መርፌ ልዩ ልዩ መሳሪያዎች አንዱ ሲሆን የሆነ ነገር ለመስፋት የተለያዩ ነገሮች ለማድረግ ትልቅ ጥቅም የሚሰጥን ነገር ነው። መርፌ በአለም አቀፍ ደረጃም ታዋቂነት ያለው ልዩ ልዩ መሳሪያ ነው።

አሁን ባለንበት ሁኔታ በጣም በሁኔታዎች ደረጃ ሰውንና ህዝብን እያጋጨ ያለው ፖለቲካ ነው ። ።ለማስማማትም ደግሞ ትክክለኛው ምን የሚወጣው ፖለቲካ ነው ለዚያ ነገር ሁላችንም መጠንቀቅ አለብን ።

ድመት በሀገራችን ከሚገኘው የቤት እንስሳዎች መካከል አንዱ ሲሆን የሰው ልጅ ቤቱን አይጦችና ከመሰል ነፍሳቶች ለመጠበቅ የሚጠቀመበት የቤት እንስሳ ነው።

ሹርባ ኢትዮጵያ ባህላዊ የሚባሉ ከፀጉር ስታይሎች መካከል አንዱ ሲሆን ይህም ሴቶች የሚያዘወትሩት ነው ።አብዛኛውን ጊዜ በምእራብ ኢትዮጵያ የሚያዘወትረው ይህ የፀጉር ስታይል ሴቶች ከረጅም ዘመናት ጀምሮ እስካሁን የሚያደርጉት ነው።

ተራራማ መልከዓ ምድር፤ ተራራማ መልከዓ ምድር በተለይ በስተሜኑ የሀገራችን ክፍል ማስተዋል የተለመደ አይነት መልከዓ ምድር አይነት ሲሆን ይህ መልክዓ ምድር ለመጓዝ ለመኖርም ሆነ ለግብርና አስቸጋሪ የሆነ የመልካም አይነት ነው። ይህም የማይፈለግ አይነት የመልከዓ ምድር ዓይነት እንዲሆን አድርጎታል።

የናይኪ ጫማዎች የናይኪ ጫማዎች ምንጫቸው ከአሜሪካ እንደሆነ ይነገራል። ከአሜሪካ ይሁን እንጂ በአለም ዙሪያ ተቀባይነት ካለው ጫማ ምርት የሚጠቀሱ ናቸው።

ጎጆ ቤት ፦ ጎጆ ቤት በሀገራችን የገጠራማ አካባቢዎች የተለመደ ቢሆን ጎጆ ቤትን በገጠሪቱ ኢትዮጵያ መመልከት የተለመደ ነው ። የሚዘጋጀውም ከእንጨትና ከሳር ነው ። አብዛኛው የገጠሪቱ ኢትዮጵያ ማህበረሰብ የሚኖረውም በዚሁ ቤት ውስጥ ነው ።

ሁላችንም እንደሚትወቀው በዛፎችና በሃይቆች የምንማረክ አይነት ሰዎች ነን እና በዛም ሁሉም የተፈጥሮና የአካባቢው አድናቂ ሆኖ እንዲያድግ ተደርጓል በማህበረሰባችን ስለዚህ ሁላችንም ደስተኛ ነን።

ማንበብ ክልክል ነው ማንበብ ክልክል ነው በሀገራችንም ሆነ በተለያዩ ቦታዎች የተለመደ አይነት ማስታወቂያ ሲሆን የሆነ ነገር ከህዝብ ደብቆ ለማስቀመጥ እና እንዳይነበብ ሲፈለግ ይሄንን የምንሰቅለው የማስታወቂያ አይነት ነው:: ይህም በብዙ ቦታዎች የተለመደ አይነት ማስታወቂያ ነው::

ጫማዎች ጫማዎች ከሰው ልጅ መፈጠር ጀምሮ እስካሁን ድረስ እያደጉና መሻሻል እያሳዩ የመጡ ነገሮች ናቸው። ይህንንም ለማየት የሰው ልጅ ከመጀመሪያ መፈጠሩ ጀምሮ እስካሁን ድረስ ያሉትን ይጨማ ዲዛይኖች እና የተለያዩ ነገሮችን እያሻሻለ አሁን ያለው ደረጃ ለመብቃት ችሏል።

በላሊበላ አበያተ ክርስቲያን በላሊበላ ቤተክርስትያን በኢትዮጵያ ከሚገኙ ሞስቦች እንዱ ሲሆን ይህም ህንጻ የታነጸው በጥንት የዛጌዌ መንግስት እንደሆነ ታሪክ ይናገራል። ይህም አሁን ላይ ትልቅ የገቢ ምንጭ በመሆን የቱሪስት መስብ በመሆን ያገለግላል።

አርማ አንድ ነገሮችን ለማወከል ትልቅ ስልጣን ያለው ነገር ነው ስለዚህ አርማ በጣም የሚገርም ነገር እና መከበር ያለበት እጅግ እጅግ ወሳኝ ነው።

የፖለቲካ ሥርዓቶች እንደ ዴሞክራሲ፣ አውቶክራሲና ሪፐብሊክ የሚለያዩ ሲሆን እያንዳንዱ የራሱ የሆነ የአስተዳደር መዋቅር አለው

አልማዝ ሽሮ ቤት ።አልማዝ ሽሮ ቤት በመዲናችን አዲስ አበባ አካባቢ የሚገኝ ታዋቂ ሽሮ ቤት ሲሆን ይህን ሽሮ ቤት ቀምሶ ያላደነቀ የአዲስ አበባ ነዋሪ ማግኘት እጅግ አዳጋች ነው። ይህ ማለት ምግብ ቤቱ የተለያዩ ቅመማ ቅመሞችን በመጠቀም ምግቡን ያጣፍጣል።

የስነ ዜጋ እና ስነምግባር የስነ ዜጋ እና ስነምግባር ትምህርት በሀገራችን መሰጠት ቆይት ካሉ ትምህርቶች መካከል አንዱ ነው። ይህም ህጻናት በስነ ምግባር ታንፅው እና ቤተሰብ አክባሪ፣ ሀገር ወዳድ ሆነው እንዲያድጉ ትልቅ ሚና እያሳደረ ያለ የትምህርት አይነት ነው።

ባህላዊ በዓላትና ሥርዓቶች የጥበብና የባህል አገላለጽ መድረኮች በመሆን የማህበረሰብን ትስስር ያጠናክራሉ።

የክብደት ማንሳት ስፖርት የክብደት ማንሳት ስፖርት ከእለት ወደ እለት እድገት እያሳየና በብዙ የኢትዮጵያውያን እየተተገበረ የሚገኝ ስፖርት ሲሆን በተለይ ወንዶች ሳቢና ማራኪ የሆነው ለመታየት ይህን ስፖርት ያዙታል ማለት...

የዶሮ ንግድ የዶሮ ንግድ ዶሮዎችን ሰብስቦ ሰፋ ባለ ቦታ ላይ በማስቀመጥ ከእነሱ የሚገኘውን ነገር ሰብስቦ የመሸጥና የመነገድ ሂደት ነው ይህ ንግድ በአብዛኛው ሰው አዋጭ እንደሆነና አትራፊ እንደሆነ ይነገራል:: ይህም ብዙ ሰው ተቀባይነት እንዲያገኝ አድርጎታል ::

የፎቀ ግንባታ የፎቀ ግንባታ በሀገራችንመ ሆነ በተለያዩ አካባቢዎች የተለመደ ግንባታ ሲሆን ይህም ቦታ ለመቆጠብ ሲባል ቤቶችን አደራርቦ የመስራት ስትራቴጂ ነው። ይህንንም አስከትሎ ብዙ ሰው ይንን መንገድ እየተጠቀመ ይገኛል።

የመብራት መሠረታዊ አገልግሎት የመብራት መሠረታዊ አገልግሎት የሚገርም እንደሆነ ይታሰባል። ምክንያቱም ካለመብራት የሰው ልጅ ህይወት ምንም ማለት ነው። ይህን ነገር የግድ ማስተካከል እናመሠረታዊ አገልግሎቱን ማሟላት ያለብን ይመስለኛል አለብንም ደግሞ።

የሒሳብ ትምህርት የሒሳብ ትምህርት ፦ማስተማር ከተጀመሩ እጅግ ቆየት ካሉ ትምህርቶች እና ስመጥር ትምህርቶች መካከል አንዱ ነው። ትኩረቱን ቁጥሮች ላይ የሚያደርገው ይሄ ትምህርት ትውልድን በመቅረጽ ዘርፍ የራሱን የሆነ ጉልህ ሚና እየተጫወተ ይገኛል።

መለያ አንድን ነገር ለመግለፅ የምንጠቀምበት ቁሳዊም ሆነ መንፈሳዊ የሆነ ነገር ሊሆን ይችላል። ይህም መለያ አንድን ነገር ወክሎ ልክ እንደ እንትን የሚያገለግል አይነት የመግለጫ አይነት ነዉ። ስለዚህ ባንዲራ እና መለያ ትልቅ ቦታ የሚምጣቸዉ ናቸዉ።

ሆስፒታል ከመሰረታዊ አገልግሎቶች አንዱ ሲሆን ይህም ሁሉም አይነት የመሰረታዊ አገልግሎቶች በፊት ቅድሚያ ያለበት ቦታ ነው ምክንያቱም ሆስፒታል ከፍተኛ ከሰው ልጅ ህይወት ጋር የተገናኘ እንትን አለው።

የጉብኝት ጉዞ፦ የጉብኝት ጉዞ አብዛኛውንጊዜ ብዙ ቦታዎችን ለማወቅ ጉጉት ያለው ሰው ከቦታ ቦታ በመንቀሳቀስ የሚያይበት ሂደት ነው ። ይህም ከብዙ አይነት አንጻር ሊታይ ይችላል ። የቦታ ጉዞ ፣ የሃይቅ ጉዞ የመሳሰሉት

የእርዝመት ዝላይ ስፖርት የርዝመት ዝላይ ስፖርት ከእለት ወደ እለት ተሳታፊዎቹንናተመልካቾቹን እያስፋ የመጣ የስፖርት አይነት ሲሆን አሁን ላይ በኦሎምፒክ ደረጃ ውድድር እየተካሄደለት የሚገኝ የስፖርት አይነት ነው ይህም ውድድር የትኛውም ሀገርና የትኛውም ቦታ ዕድሜ ላይ የተለመደ ነው

ብስክሌት ብስክሌት በሀገራችን ከሚገኙ መጓጓዣና ተሽከርካሪዎች አንዱ ነው ነዳጅ አለመጠቀሙ ለአየር ብክለት ትልቅ አስተዋጽኦ እንደሚያበረክት ብዙዎች የሚስማሙበት ነገር ነው።

ዋርካ በሃገራችን ከሚገኙ ሀገር በቀል እዋቶች መካከል አንዱ ሲሆን ከእጽዋትነቱን ባለፈ የሰው ልጅ እንደ ጥላ የሚያገለግል አይነት የእጽዋት አይነት ነው ይህም ሰውን ለማስታረቅ የተለያዩ አይነት ድርጊት በዋርካ ስር ይካሄዳል።

ዳማከሴ ዳማከሴ በሀገራችን በባህላዊ መንገድ በሽታዎችን ፈውስን ለማግኘት የሚጠቅም የባህላዊ ህክምና አይነት ሲሆን አሁን በአብዛኛው አካባቢ የተለመደ እና ፈውስ ለማግኘት የሚጠቀሙት የባህላዊ ህክምና አይነት ነው።

የሽንቶይዝም ሃይማኖት የሽንቶይዝም ሃይማኖት በሩቅ ምስራቅ አካባቢ የተለመደ ሃይማኖት ሲሆን ከእለት ወደ ዕለት ተከታዮች እየሰፉበት የመጡለትና በሩቅ ምስራቅም አልፎ ያሉ የአለም ክፍሎች እየተስፋፋ የመጣ የሀይማኖት አይነት ነው።